የታዳጊዎች ጤና በወጣትነት እድሜ ላይ የሚገኙ ልጆችን የ ፆታዊ ጤና የ አመጋገብ ቺግሮችን እና የ አምሮ ደህንነት ጉዳዮችን ማስተናገድ

አምራዊ ማነቃቂ ያስፈልጋቸዋል አዋቂዎች ጨዋታዎችን ማጫወት ወዘተ በማድረግ አምሯቸው አዕምሯቸውን ራ ላይ መቆየትና መነቃቃት ያስፈልጋል

አዎንታዊ ስሜቶች ደስታን፣ እርካታን እና ተስፋን ጨምሮ አዎንታዊ ስሜቶች እናዳብርና መለማመድን ያጎላሉ።

ዶ.ር አክሊሉ ለማ በጣም ታዋቂ ተመራማሪ ሲሆን ይህ ሰዉ ከእንዶድ እንዶድን ለመድሀኒትነት እንጠቀም ዘንድ በምርምር ያረጋገጠልን ሰዉ ነዉ።

የስራ ሚዛን በስራና በግል ህይወት መካከል ተስማሚ በመፍጠር የመቃጠል ወይም ስሜት መከላከል ይህም የአእምሮ እረፍት እንዲያገኝና በስራ እንዲወጠር ያደርጋል።

በእርግዝናና በወሊድ ምክንያት የእናቶች ሞት የሚያስከትሉ ዋና ዋና ምክንያቶችን መቀነስና በጥብቅ መስራት ያስፈልጋል።

የአእምሮ ንቃት አሁን ባለው ጊዜ ላይ ማተኩር ራስን ማረጋጋትና በስሜት መነሳሳት ላለመውለድ መለማመድ ነው።

እንዶድ የሚባለው ተክል ለብዙ አገር በቀለ ህመሞች መድኃኒት የሚሆን ተክል ነው ይህም ተክል ዶክተር አክሊሉ በጥናት አቅርቦልና።

የህክምናዎች የተሠርተው ለማለት በጣም ብዙ ጊዜ ይፈጃሉ ቢያንስ በትንሹ ሁለት አመት ሶስት አመት ያህል ጊዜ ይችላሉ በኋላም በጣም እና አማራጭ ናቸው

ቀጠሮዎችን ማስተባበር፣ የህክምና ቀጠሮዎችን ማስተባበር ያስፈልጋል እንዲሁም አዛውንቶችንም ዛሬ የህክምና ቀጠሮ እንዳላቸዉ ማሳዎቅ ያስፈልጋል።

የሕክምና ህንጻዎች በጣም በሆኑ ሰዓት በብዛት እየተሰሩ ይገኛሉ። የሚሰሩበት አካባቢው በጣም በትልልቅ ከተማዎች ነው።

የአመጋገብ ተዕኖ ከፍተኛ ስኳርና ሴትነት ያላቸው ምግቦችና መጠጦች ለምሳሌ ለስላሳ መጠጦች የጥርስ መበስበስን እንደሚያፋጥኑ መረዳትና የሚወሰዱትን መጠን መቀነስ ነው።

የአመጋገብ እና የስነ ምግብ በቂ እና ሚዛናዊ የሆነ አመጋገብ አስፈላጊነት ላይ ግንዛቤ መፍጠር ። በተለይ የህፃናት የተመጣጠነ የምግብ እጥረት እና ከመጠን በላይ መወፍ መከላከልን ይመለከታል።

በቂ የንፅህና አጠባበቅ ተቋማት እንደ መፀዳጃ ቤቶች ያሉ መሰረታዊ የንፅህና አጠባበቅ ተቋማት በሁሉም ቦታ ትምህርት ቤት ፣የስራ ቦታ በበቂ ሁኔታ መኖር።

የኢቦላ ቫይረስ በሽታ በምራብ አፍሪካ ተከስቶ የነበረ ገዳይ የሆነ ትኩሳትና ደም መፍሰስ የሚያስከትል አደገኛ ቫይረስ ነው። በምራብ አፍሪካ አካቢም ተከስቶ የነበረ ቫይረስ ነው።

ደህንነቱ የተጠበቀ ውርጃ እና ድህረ ውርጃ አንክብካቤ ውርጃ ህጋዬ በሆነበት ቦታ ደረጃውን የጠበቀ እና ደህንነቱ የተጠበቀ አገልግሎት ማግኘት እንዲሁም ውርጃ ከተደረገ በኋላ የሚሰታው የተናድጋፍ ነው።

የማህፀን በር ካንሰር መከላከል በኤችቪቢ ክትባት እና መደበኛ ምርመራ አማካኝነት የማህፀን በር ካንሰርን መከላከል እና ቀደም ብሎ ማከም አስፈላጊ ነው።

መንታፊ ወይም ፎርሴስ ነገሮችን ለመያዝ ወይም ለመንጠቅ የመጠቀም የህክምና መገልገያ መሣሪያ ነው የተለያዩ ነገሮችን ለመንጠቅ እንጠቀምበታለን።

የሕክምና ህንፃዎች በየቀኑ በጣም በጽዳት እና በውብ ገጽታቸው ይታወቃሉ። የራሳቸውን የቻለ የጽዳት ክፍልም አላቸው በቀን የሚያጸዳ።

ቁስል ካላቸው መንከባከብ ያስፈልጋል ቀለል ቁስሎችን ማጽዳት እና በፋሻ መቀየር ያስፈልጋል አዛውንቶች የተለያዩ ቁስሎች የሚያኳያ ሊመጡ ስለ ያሚችሉ በፋሻ ማሰር እና መቀየር ያስፈልጋል፡፡

አፋታኝ የስነ አምሮ ድንገተኛ ሁኔታዎች ድንገተኛ የአምሮ መታወክ ከባድ የድንጋቴ ጥቃቶች ወይም እራስን የማጥፋት ሙከራ ሲከሰት የሚሰጥ አፋጣኝ ደጋፍና አስተማመኝ ህክምና ነው።

አካላዊ ጤና መደበኛ የአካል ብቃት እንቅስካሴ ማድረግ እና የተመጣጠን ምግብ መመምገብ የአካል እና የአእምሮ ፕርስርን ያጠናክርልናል። ይህ ምላምሩ ጤና ትልቅ አስዋፅኦ አለው።

ይህ ክምና ህንፃዎች በሆነ ሰዓት በገጠሩ አካባቢ በብዛት ባሪፍ ሁኔታ አይሰሩም ምክንያቱ ምንእንደሆነ ባይታወቅም ግን በሆኑ ሰዓት በጣም ብዙ ሰዎች ገጠር አካባቢ ስለማይገኙ ነው፡፡

የስነ ልቦና ባለሙያዎች የእምሮ እና የስሜት መቃወስ ያለባቸውን ግለሰቦች በመምከርና ክምና ያግዛሉ እኒ ክምና ባለሙያዎች ብጅግ አስፈላጊዎች ናቸው።